ይህ በምስሉ ላይ የምንመለከተዉ ደግሞ የአንድን መፅሀፍ ከቨር ፔጅ ወይም ሽፋኑን ገፅ እንመለከታለን። ሽፋኑም የበዓሉ ግርማ ህይወቱና ስራዎቹ የሚል ርዕስ ያለዉ ሲሆን፤ የራሱን የበዓሉ ግርማ ፎቶ ጨምሮበታል።

ይህ በምስሉ ላይ የምንመለከተው ደሞ የንጽህና መጠበቂያዎች ዉስጥ አንዱ የሆነውን የሎሽን አይነት ወይም ስትራናይዚንግ ዶቭ የተባለዉን እንመለከታለን ማለት ነው።

ይህ በምስሉ ላይ የምንመለከተው ደግሞ በኢትዮጵያ ውስጥ ከሚገኙት ውስጥ የዱር እንስሳት አንዱ የሆነውን በተለምዶ ጅብ እያልን የምንጠራውን ምስል እንመለከታለን። ፎቶውም ሃሪፋማ በሚባል ሁኔታ ውስጥ እጅግ በሚያለከልክ መልኩ እንመለከተዋለን።

ይህ በምስሉ ላይ የምንመለከተው ነገር ቡና አንዲት እንስት ይዛልን የቀረበች ሲሆን ፤ ጣፋጭና ኢትዮጵያዊ ይዘት ያለው ነው።

ይህ በምስሉ ላይ ምናየው በኢትዮጵያ ኦርቶዶክስ እምነት ውስጥ አንድ ትልቅ አባት በእምነቱ ውስጥ ትልቅ የስልጣን ደረጃ ላይ ያሉ ስማቸውን በውል የማናቃቸው በእጃቸው መስቀል የያዙ የኦርቶዶክስን ምርጥ የሆነ አለባበስን የለበሱ አባት እንመለከታለን ።

ይህ በምስሉ ላይ የምንመለከተው በኢትዮጵያ ውስጥ ከሚገኙት የግል ባንኮች መካከል አንዱ የሆነውን የባንክ ሎጎ ሲሆን ይህም ባንክ ዳሽን ባንክ ይባላል። ዳሽንነቱን ለመግለጽ የዳሽን ተራራን እንደ ምስልነት ተጠቅሟል።

ይህ በምስሉ ላይ የምንመለከተው እጅግ ሳቢና ለአይን ማራኪ የሆነ ኢትዮጵያ ውስጥ ይገኛል ተብሎ የሚታሰብ ተራራ ነው።

ይህ በምስሉ ላይ የምንመለከተው ማራኪ የሆነ የውሃን ገፅታ የሚያሳይ አንድ ጀልባ ቀዛፊ ጀልባን እየቀዘፈ የአሳን መረብ እየዘረጋ ያለ ምስል ነው።

ይህ በምስሉ ላይ የምናየው ደግሞ አንዲት እንስት በወል የማይታወቅ ሰው የእግሯን ፅዳት እየጠበቀ ወይም ዋክስ እየተጠቀመች እናያለን ማለት ነው ።በዚህ ጊዜ የተለየ ስሜት ሊኖረው ይችላል ።

ጸጐር ከሰው ልጅ አካል ላይ የሚገኝ እንድ አካል ክፍል ሁነት ነው። በተላያዩ ቦታዎች ላይ ይገኛል። አናታችን ላይ ይገኛል። እንዲሁም የተለያዩ የሰዉነታን ክፍል ላይ ይገኛል። የተለያዩ ጠቀመታዎች ለምስሌ አፍንጫችን ላይ የሚገኝ ጸጉር የተለያዩ አቧራዎችን ይከላከላል።

ይህ በምስሉ ላይ የምንመለከተው በጣም እጅጉን ውብና ማራኪ የሆነ ለአይን የሚስብ የዱር እንስሳቶች መካከል አንዱ የሆነው የነብር ምስል የሚያሳየን ሲሆን አይኖቹ ውብ የሆኑ ቀለሞቹም ውብነቱን የሚያሳይ ምስል ነው።

ይህ በምስሉ ላይ የምንመለከተው የአንድን መጽሐፍ የከብር ፔጅ የሚያሳየን ሲሆን በምስቱ ላይ ቆንጆ የሆነች አንድ ውብ እንስት ትገኛለች። የመጽሀፉ ርዕስ ትኩሳት ነው ።